አንድ ጥቁር እጅ ትንንሽ ቁርጥራጭ እንጀራ ይዞ በእንጀራ ላይ የተቀመጠ የበሰለ ሥጋ (ጥብስ) ይወስዳል። ሥጋው በጥቁር ሽንኩርት የተቀመመ ሲሆን፣ ኢንጄራው በቅመማ ቅመም በተሞላ መረቅ ተረስርሷል። ጠረጴዛው ላይ የተዘጋጀ ምግብ በአንጸባራቂ ትሪ ላይ አለ።

አንዲት ሴት ቀይ ሂጃብ እና ቀይ ሹራብ የለበሰች ስትሆን፣ ከወገቧ በታች ያለው ልብሷ ቢጫና ቡናማ ቅልቅል ነው። በትንሽ ጋሪ ላይ ቆማ የሆነ ነገር እየጻፈች ነው። በስተግራ ሌሎች ሰዎች እና መኪናዎች አሉ።

ጥቁር ሰማያዊ ልብስና ክራባት ያደረገ ወጣት ሰው ወንበር ላይ ተቀምጧል። ጠረጴዛ ላይ እጆቹን አጣምሮ ፊቱን ቀና አድርጓል። ከኋላው ቀይ ባንዲራ ያለበት ዓርማ፣ የኢትዮጵያና ሌላ ነጭ ባንዲራዎች በጎን ለጎን ቆመዋል።

ከፍ ያለ የኢንዱስትሪ ፋብሪካ ህንፃዎች ተሰብስበው ይታያሉ። ረዣዥም የማምረቻ ማማዎች፣ ትልልቅ ሲሊንደራዊ ማጠራቀሚያዎች እና ማጓጓዣ ቀበቶዎች ከዋና ዋናዎቹ ክፍሎች መካከል ይገኛሉ። በህንፃዎቹ ስር ብዙ ሰዎች ቆመዋል ወይም ተቀምጠዋል።

በተለያዩ አገራዊ ባንዲራዎች ፊት ለፊት አራት ሰዎች ቃለ መሐላ ሲፈጽሙ ይታያሉ። በቀኝ በኩል ደግሞ የመሐላውን ሥነ ሥርዓት የሚያስፈጽም ሰው በባህላዊ ልብስ ለብሶ በመድረክ ላይ ቆሟል። ሥነ ሥርዓቱ የመንግሥት ወይም የአንድ ተቋም መሾሚያ ቦታ ነው።

ረጅም ቀሚሶችን የለበሱ ሁለት ሴት ሞዴሎች በፋሽን ትርኢት መድረክ ላይ እየተራመዱ ነው። አንዷ ነጭ ቀሚስ ለብሳ ከፊት ወደ ካሜራ ትመጣለች። ሌላኛዋ ሮዝ የላይኛው ክፍልና ነጭ ቀሚስ ለብሳ ጀርባዋን ሰጥታ ትሄዳለች። ብዙ ተመልካቾች ከጎን ቆመዋል።

የበሰለ እህል በቅርብ ርቀት ትታያለች። የእህሉ ራስ ወርቃማ ቢጫ ሲሆን ለስብስብ ዝግጁ መሆኑን ያመለክታል። ረጅም ሹል የሆኑ የሾላ ዘሮች ደምቀው የሚታዩ ሲሆን የበስተኋላው ገጽታ ደብዝዞ ይታያል። ይህም የእርሻ ምርትንና የጥራጥሬን ውበትን ይገልጻል።

አሮጌውን የሚመስል ሰማያዊ ቀለም ያለው ፋኖስ በአጥር ገመድ ተጠቅልሎ ተቀርጿል። ፋኖሱ መሃሉ ላይ ግልጽ ብርጭቆና በውስጡ ክብ ነጭ መብራት አለው። ክብ የሆኑት የእጅ መያዣ ክፍሎችም በገመድ ተጠቅልለዋል። ከበስተጀርባው አረንጓዴ ተክሎችና ደብዛዛ ብርሃን ይታያል።

ይህ ምስል አውራ ጎዳና ላይ የቆሙ የጭነት መኪናዎችና መኪኖች የሚታዩበት የቱሉ ዲምቱ ዋና የክፍያ መግቢያ ጣቢያ ያሳያል። በትልቁ መዋቅር ላይ የአማርኛና የእንግሊዝኛ ጽሑፎች ሲታዩ፣ መንገዱና የብረት መከላከያዎች ግልጽ ናቸው፤ ከበስተጀርባም ተራሮችና የሰማይ ምሰሶ መብራቶች አሉ።

ሰፋ ያለ ዘመናዊ የንግድ ማዕከል በምሽት በደማቅ መብራቶች በከተማው መሃል ላይ ያበራል። ማዕከሉ ከሁለት አቅጣጫ በሚመጣ በትራፊክ የተሞላ መንገድ የተከበበ ነው፣ የመዋቅር ቅርጹ በስተጀርባ ያሉትን ረጃጅም ህንፃዎች ይጋርዳል።

ሁለት የማነኳን ልጆች ልብሶችን ለብሰው በልብስ መደብር ውስጥ ቆመዋል። በቀኝ በኩል ያለችው ሴትየዋ ነጭ ቲሸርት፣ አጭር አበባ ያተመበት ቀሚስ እና ሮዝ የፀሐይ መነፅር አድርጋለች። በግራ በኩል ያለው ወንድ ልጅ ሰማያዊ ኮት፣ ሸሚዝ እና ክራባት አድርጓል።

በሰማያዊ ቬስት እና ፈዛዛ ሰማያዊ ሸሚዝ የለበሰች ወጣት ሴት ከአማካይ ዕድሜ በላይ ትመስላለች። ሴትዮዋ ትንሽ ማይክሮፎን ከሸሚዟ አንገትጌ ላይ ተንጠልጥሎ ሲታይ፣ የኋላዋ ፀጉር በደንብ ተጎንጉኗል። ከበስተጀርባ በብርሃን ያበራ ንጹህ ግድግዳ ይታያል።

በርካታ ተመራቂዎች ጥቁር ኮፍያና ካባ እንዲሁም ቀይ ሻሽ ለብሰው በደስታ ተሰብስበው ይታያሉ። ብዙ ተመራቂዎች የተለያዩ አበቦችን እና ባንዲራዎችን ይዘው በድምቀት ይታያሉ። የበዓሉ ተሳታፊዎች ተጨናንቀው በፈገግታ ስሜት ላይ ናቸው።

ረጅም እና ጠምዛዛ ፀጉር ያላት ሴት የጀበና ቡና ማፍሰሻ ይዛለች። ሴትየዋ ነጭ ቀለም ያለው እና በወርቃማ ጥልፍ ያጌጠ የሐበሻ ልብስ ለብሳለች። ከበስተጀርባዋ ደግሞ ስለ ኢትዮጵያ ውበት፣ ቡናና ሌሎች ታሪኮች የሚገልጹ የመጽሔት ርዕሶች ተጽፈዋል።

ጥቁር ሰማያዊ ቀለም ባለው፣ ካሬ ቅርጽ ባለው አዶ መካከል ነጭ ቀለም ያለው ትንሽ ፊደል “t” ይታያል። የ“t” ፊደል ቅርጽ ትልቅ እና ክብ መልክ ያለው ሲሆን፣ አዶው ቲምበር ማህበራዊ ሚዲያ ይወክላል።

አረንጓዴ ሳር ላይ በርካታ በባህላዊ መሶቦችና ሰፌዶች ላይ የተቀመጡ የእንጀራ ክምርዎች በግንባር ቀደምትነት ይታያሉ። በስተጀርባ በነጭ እና በሌሎች ልብሶች የለበሱ ብዙ ሰዎች ተቀምጠው ይታያሉ።

"ትምህርት ሚኒስቴር" የሚል ጽሁፍ በአማረኛ እና በእንግሊዘኛ ቋንቋ በነጭ ቀለም ተጽፎ ሰማያዊ ጀርባ ባለው ቀለም ላይ ሰፍሯል። መሃል ላይም በመጽሃፍ ቅርጽ ከተለያዩ ቀለማት ተስለዋል።

የሚኒሻ ታጣቂ ኃይሎች ሲሆኑ አንድ ድህል ከተቀናጁ በኋላ የአሸናፊነት ዝማሬ እዘመሩት ሲሆን ብዙ ሰዎችም ከጀርባቸው እያጀቡዋቸው ይገኛል። እነዚህ ሃይሎች እንግዲ በአሁኑ ሰዓት በሰላም ማስከበሩ ላይ በስፋት እየተሳተፉ እንደሆነ ይታወቃል።

ይህ አረንጓዴ የማስታወቂያ ምስል ሁለት ጥቁር እጆች የኢትዮጵያ ብሔራዊ ዲጂታል መታወቂያ ካርድ አቅርበው ያሳያል። የብሔራዊ መታወቂያው በአማርኛ «እንደ ካርድ» በሚል ጽሑፍ ሲታጀብ፣ የኢትዮ ቴሌኮም እና የቴሌ ብር አርማዎች በላዩ ላይ ይገኛሉ።

ሰፋ ያለ ሰማይና ጥቅጥቅ ያለ ህንጻዎች ያሉት ከተማ መንገድ ይታያል። በግራ በኩል ዘመናዊ መስታወት ያላቸው ሕንጻዎች፣ በቀኝ ደግሞ ረጅም ነጭ ሕንጻ ይገኛል፤ በመንገዱ ላይ ተሽከርካሪዎች አሉ።

በርካታ ነዳጅ ጫኝ ትልልቅ መኪናዎች በአንድ ረድፍ አስፓልት መንገድ ላይ ቆመዋል። መኪናዎቹ ነጭ ካቢናዎችና ትልልቅ የሲሊንደር ታንከሮች አሏቸው። በቀኝ በኩል አንድ ነጭ ጂፕ ተንቀሳቅሷል።

የትዮጵያ ብሄር ብሄረሰቦች በቋንቋ፣ በባህል፣ በአለባበስ እንዲሁም በመልክም ጭምር የተለያዩ ናቸው። ለምሳሌ ቤንሻንጉል ጉምዝ አካባቢ ያሉ ብሄረሰቦች ባህል ውበት እንደመግለጫ ከንፈራቸው እና ጆሮአቸው ውስጥ ሰፋፊ ነገሮችን በመክተት ያሳያሉ።

አንድ የውጭ የሠርግ ሥነ ሥርዓት መድረክ አለ። መድረኩ በነጭ የጨርቅ መጋረጃ የተሸፈነ ነው። ነጭና ወርቃማ ቅርጽ ያላቸው ከፍተኛ ጀርባ ያላቸው ወንበሮች በተፈጥሮ የሣር ክዳን ላይ ተሰድረዋል። መድረኩ ነጭ አበባዎችና ወርቃማ የብረት ቅስቶች ተጠቅሞ በጌጥ አምሮአል።

ሰማያዊ ዳራ ያለው የንግድ ማስታወቂያ ሰሌዳ ቀርቧል። በትላልቅ የአማርኛ ፊደላት 'ወተት' የሚል ርዕስ አለው። ከበስተጀርባ ፏፏቴ ይታያል። በቀኝ በኩል የወተት፣ የቅቤና አይብ ምስሎች አሉ። በግራ በኩል የሚሰማሩ ላሞች ምስል አሉ።

ደብዛዛ በሆነ ሰማይ ሥር የተፈጥሮ የውሃ አካል ላይ የሚንሳፈፍ አረንጓዴ ዛፎች እና ቁጥቋጦዎች የተሸፈነ ደሴት ቀርቧል። ከበስተጀርባ ተጨማሪ ራቅ ያሉ ኮረብቶች በአግድም አሉ።

ካህናት በደማቅ ቀለምና በወርቅ ያጌጡ ልብሶችን ለብሰው ታቦትን ተሸክመው ጉዞ ላይ ናቸው። ታቦታቱ የብረት ድጋፍ ባላቸው በጣራዎች ተሸፍነው የሚጓዙ ሲሆን ከፊት በኩል አንድ ሰው ሰይፍ ይዟል። በስተጀርባ ዣንጥላ የሚመስሉ የሚያብረቀርቁ ቅዱስ የሆኑ እቃዎች አሉ።

በጥቁርና ነጭ የተቀረጸው የአደባባይ ምስል ረጃጅም ሀውልት ዙሪያ ባህላዊ ባንዲራዎችና የሰዎች ትልቅ ስብስብ ይታያል። ብዙ ተመልካቾች ብርሃናማ ልብሶችንና የተለያየ ቅርጽ ያላቸው ባርኔጣዎችን አድርገዋል። ከበስተጀርባ በርካታ ዛፎች እና ደመናማ ሰማይ አሉ።

የፀጉር ቤት ውስጥ በርካታ ወንዶችና ሴቶች ይታያሉ። አንድ ፀጉር አስተካካይ የደንበኛን ፀጉር ይቆርጣል፤ ሌላ ሴት ወደ ካሜራ ትመለከታለች። ግድግዳዎቹ ፈዛዛ አረንጓዴ ቀለም አላቸው።

አንድ ሰው ትልቅ የጎጆ ቤት በቅርብ ርቀት ሲሠራ ወይም ሲጠግን ይታያል፤ ቤቱ ደግሞ ክብና ትልቅ በሆነ ቡናማ ሸንበቆ ተሠርቷል። ከቤቱ ዙሪያ አረንጓዴ ሣርና ከበስተጀርባ ረዣዥም የሙዝ ቅጠሎች እንዲሁም ኮረብታዎች ያሉበት ገጠራማ አካባቢ ይታያል።

የፍራፍሬ መፍጫ (ብሌንደር) በንጹህ ነጭ ዳራ ላይ ተቀምጧል። ግልጽ በሆነው መያዣው ውስጥ የተከተፉ እንጆሪዎች፣ ካንታሎፖች እና የበረዶ ቁርጥራጮች አሉ። መሣሪያው "ስፓል" የሚል ጽሑፍ ያለው ነጭ የኤሌክትሪክ ሞተር ክፍል አለው።

ጠርሙሱ ቡናማ ሲሆን በደማቅ ቢጫ መለያ ላይ "ቅዱስ ጊዮርጊስ ቢራ" የሚል የአማርኛ ጽሑፍና ነጭ ፈረስ ላይ የተቀመጠ ሰው አለ። ብርጭቆው በወርቃማ ቢራ ተሞልቶ ነጭ አረፋ አለው፤ ሁለቱም በእንጨት ጠረጴዛ ላይ ተቀምጠዋል።

ጥቁር የቆዳ ቦርሳ በጀርባዉ ያዘለ አረንጓዴ ሹሬብ እና ሰማያዊ ሱሪ የለበሰ ተማሪ ፊቱን አዞሮ ቁሟል። በርከት ያሉ ተማሪዎች በቀኝ በኩል አጥር ደረጃ ላይ ተቀምጠዋል። ብዛዝ ያላቸዉ ተማሪዎች ይጓዛሉ።

አራት የተለያዩ ቀለማት ያለው የፍራፍሬ ጭማቂ በመስታወት ጽዋ ውስጥ ይታያል። ቀለማቱ ከላይ ወደ ታች ቢጫ፣ አረንጓዴ፣ ቀይና ብርቱካናማ ናቸው። ጽዋው መያዣ ያለው ሲሆን፣ ከቤት ውጭ በሚገኝ ጠረጴዛ ላይ ተቀምጧል።

በአፅንኦት የሚገልፀው የዘመናዊ ግብርና ቴክኖሎጂ (ቀይ ኮምባይነር) ከባህላዊ የሰዎች ጉልበት (እህሉን መሬት ላይ በሸራ መሰብሰብ) ጋር የተዋሀደበትን እና ተትረፍራፊ ምርት እየተሰበሰበ ያለበትን ሁኔታ ነው።

ጥርስዋን የገለጸች ፈገግታ ያላት ሴት ቀይ ጃኬት ለብሳ ጥቁር ስልክዋን እየተመለከተች ነው። በአጠገብዋ የገንዘብ ክፍያ መፈጸሚያ ማሽን፣ የተለያዩ የክሬዲት ካርዶች እንዲሁም የተለያየ ሀገር ገንዘብ ይታያል። ዳራው ብርቱካናማ ቀለም ሲሆን፣ የዌጋገን ባንክ አርማ በላይኛው ጥግ ላይ ተቀምጧል።

ወንበር ላይ የተቀመጡ ተማሪዎች ጭምብል አድርገው በክፍል ውስጥ ትምህርት ይከታተላሉ። ነጭ ጋውን የለበሰ መምህር ከጥቁር ሰሌዳው ፊት ለፊት ቆሞ ያስተምራል፤ ሰፋፊ መስኮቶች ብርሃን ይፈቅዳሉ።

የተለያየ ቀለም ያላቸው ስድስት የሚያብረቀርቁ ፊኛዎች ነጭ ዳራ ላይ ተንሳፈዋል። እያንዳንዱ ፊኛ ላይ በነጭ የአማርኛ ፊደላት ቃላቶች ተጽፈው ሲገኙ ከታች የፊኛዎቹ ገመዶች ይታያሉ።

ጠቆር ያለ የሽፋን ምስል ላይ፣ ኮፍያ ማስቀመጫ ላይ የተሰቀሉ የተለያዩ ኮፍያዎች ይገኛሉ። ከኮፍያዎቹ መካከል ቀይ ወታደራዊ ኮፍያ እና የባህል ኮፍያዎች ይታያሉ። ከላይ በቀይ ቀለም ትልቅ የአማርኛ ርዕስ ተጽፎበታል፣ ርዕሱ አገልጋይ እንጂ ባለጌ ይላል።

አንድ ወጣት ነጭ ቲሸርትና ጥቁር ሱሪ ለብሶ በእግሩ ቡናማ አፈር ላይ ቆሞ ዘር ይዘራል። በቀኝ እጁ እህል የያዘ ሮዝ ሳህን ይታያል። ከበስተጀርባ የተራራና የመንደር እይታ አለ።

ነጭ የኢትዮጵያ ቀይ መስቀል ማህበር አምቡላንስ (የመሬት ክሩዘር አይነት) እርጥብ በሆነ ጥቁር መሬት ላይ ቆሟል። ተሽከርካሪው ቀይ የመስቀል ምልክቶችና ብርሃን ሲኖረው ከኋላው ጥቅጥቅ ያለ አረንጓዴ ዛፎች አሉ።

ቀለል ያለ ቡናማ ቀለም ያላቸው የአንድ ጥንድ ናይክ ስሊፐሮች ወይም ክሎግስ የሚመስሉ ጫማዎች በጠረጴዛ ላይ ተቀምጠዋል። ጫማዎቹ በጎን በኩል የናይክ ምልክት ያላቸው ሲሆኑ፣ ከኋላቸው ተጣጣፊ ማሰሪያ አላቸው።

የኢትዮጵያ ብሔራዊ ባንክ መለያ ምልክት ሲሆን ሙሉ በሙሉ ጥቁርና ጹሁፎች ደግሞ በብራማ ቀለም የተፃፉ ሲሆኑ የተደራረቡ ብአባ የተሰኘው ጽሁፎች ከመሃል ላይ ይገኛሉ። የኢትዮጵያ ብሔራዊ ባንክ የሚል ጽሁፍም ከስር አለው።

የኢትዮጵያ አየር መንገድ አውሮፕላን አዲስ አበባን የሚያመለክት አረንጓዴ፣ ቢጫ እና ቀይ ጭራ ይዞ ከመሬት ተነስቷል። አውሮፕላኑ ነጭ ሲሆን፤ በላዩ ላይ የሚል ቀይ ጽሑፍ ተጽፏል። ከመንገዱ በላይ ከፍ ብሎ በሚበርበት ጊዜ መንኮራኩሮቹ ወደ ውስጥ እየገቡ ነው።

ከሰማይ የተነሳው ሰፊ ምስል፣ በውሃ አካል ዳርቻ ላይ የተገነባ የመዝናኛ ስፍራን ያሳያል። ነጭ ህንፃዎች በኮረብታማና አረንጓዴ አካባቢዎች ላይ ተበታትነው ይገኛሉ። ከታች በኩል ደግሞ የመዋኛ ገንዳ፣ አረንጓዴ የሣር ሜዳ እና ወደ ውሃው የሚዘልቅ ድልድይ አለ።

በመሬት ላይ የቅርጫት ሥራዎች፣ የቆዳ ከበሮዎችና የተለያዩ በእጅ የተሠሩ ዕቃዎች ተከምረዋል። መብራቱ በቂ ሲሆን፣ የሱቁ መሃል መንገድ ወለሉ አንፀባራቂ ነው።

የተለያዩ የመንግስት የፓርቲ ድርሻ ያለቸው አካላት ተሰብስበው ስለ ሃገር ሚማከሩበት እና የተለያዩ ትልልቅ ውሳኔዎች የሚወሰኑበት ቦታ ፓርላማ ይባላል። ይህንን ስብሰባ የሚመራው በዋናንት ፕሬዚደንቱ ይሆናሉ።

ሰውዬው በጭቃማ መሬት ላይ በሞተር ሳይክል ላይ ተቀምጧል። ሞተር ሳይክሉ ከጎን ባለ ጎማ ላይ ትልቅ ሰማያዊ ታንክ እና ቀይ ሞተር ያለው መሳሪያ ተሸክሟል። ከበስተጀርባ በሁለት ልጆች የታጠረ የገጠር መንገድና ቤት አለ።

ውስጥ ትልቅ አዳራሽ ሰዎች በዝግጅት ላይ ናቸው። ሁለት ሰዎች ነጭ መጋረጃዎችን ለማስተካከል መሰላል ላይ ወጥተዋል። ብዙ ቀይ የፕላስቲክ ወንበሮች ግራ በኩል ተከምረው ለሠርግ ወይም ለሌላ ዝግጅት ዝግጅት ላይ ነው።

ባለ ብዙ ቀለም መጠቅለያ ያላቸው የተለያዩ የቸኮሌት ከረሜላዎች ክምር በቅርብ ቀርቧል። ከረሜላዎቹ የተለያዩ ብራንዶች አሏቸው። ደማቅ ቀይ፣ ወርቅ፣ ሰማያዊና ብርቱካናማ ቀለም ያላቸው መጠቅለያዎች ይበዛሉ።

ዘመናዊ፣ ሰማያዊና ክብ ቅርጽ ያለው ረጅም ሕንፃ ከመካከለኛ እስከ የላይኛው ክፍል ድረስ የሚያንፀባርቅ ፀሐይ ይታይበታል። ሕንፃው በሌሎች በርካታ ሕንፃዎች የተከበበ ሲሆን፣ ከላይ በአንቴና ዘውድ ተቀብሏል።

የአዋሽ ባንክ አርማ በንጹህ ነጭ ዳራ ላይ በግልጽ ተቀምጧል። ክብ ቅርጽ ያለው አርማው ብርቱካናማና ደማቅ ሰማያዊ ቀለም ያላቸው የተጠማዘዙ መስመሮች አሉት። ከክብ አርማው በታች "Awash Bank" በሰማያዊ ትልቅ ፊደል ተጽፏል።

የተለያየ ቀለም ያላቸው የቫዝሊን የሰውነት ቅባቶችና ሻምፖዎች በመደብሩ መደርደሪያ ላይ ተደርድረዋል። የብርቱካን፣ ቢጫ፣ አረንጓዴና ጥቁር ጠርሙሶች ተራ በተራ ተቀምጠዋል። መደርደሪያው ላይ ሰማያዊ የማስታወቂያ መለያ አለ። ምርቶቹ ለሽያጭ ቀርበዋል።

በትጥቅ የተደራጁ ብዙ ሰዎች ጥቅጥቅ ባለ ጫካ ውስጥ ቆመው አሉ። ሁሉም ዓይነት መሣሪያዎችን ይዘዋል። በመካከላቸው ቀይ፣ ቢጫ እና አረንጓዴ ቀለሞችን የያዘ ባንዲራ አለ።

ቡናማና ጥቁር የሆኑ አራት ጥንድ ጫማዎች በጠረጴዛ ላይ ተቀምጠዋል። እያንዳንዱ ጫማ ብርማ ቀለም ያለው የብረት ማስጌጫ አለው። ከፊሉ ቀይ የጫማ ሳጥን ጎን ለጎን አለ።

አስቸኳይ የመሬት መንቀጥቀጥ መመሪያዎችን የሚያሳዩ ስምንት የተለያዩ የካርቱን ስዕሎች አሉ፤ በእያንዳንዱ ስዕል ስር ደግሞ በአማርኛ ማብራሪያ ተጽፏል። በስዕሎቹ ላይ አንድ ሰው መሬት ላይ ተንበርክኮ ወይም ደግሞ ጠንካራ በሆነ ጠረጴዛ ስር ሲሸሸግ ይታያል፤ ይህም ትክክለኛ የጥበቃ እርምጃዎች መሆናቸውን ያሳያል።

የእጣት መሰኪያዉ ላይ ሙልሙል ክብ ሆኖ ዉስጠኛዉ ክፍል ፒክ ቀለም አለዉ። ከላይ ያለዉ ደግሞ ዉኃ ሰማያዊ መያዣ ያለዉ መቀስ ነዉ። መቀሱ በተወሰነ መልኩ ተከፍቷል።

ጥቅጥቅ ባለ አረንጓዴ ዕፅዋት ዳራ ላይ ሦስት ሴቶች በአንድ ላይ ቆመዋል። መሃል ያለችው ሴት በጭንቅላቷ ላይ ነጭ ጨርቅና ከረጢት ተሸክማለች፤ ሦስቱም ባህላዊ ልብሶችን ለብሰዋል።

እርስ በርስ ተደርድረው በፕላስቲክ ተጠቅልለው የቀረቡ ሁለት የጥቅል የታሸገ ውሃዎች ይታያሉ። እያንዳንዱ ጥቅል ስድስት ጠርሙሶች ሲይዝ፣ በጠርሙሶቹ ላይ ደግሞ "YES" የሚል ጽሑፍ ያለበት መለያ ተለጥፏል። ጥቅሎቹ ነጭ በሆነ ዳራ ላይ ቀርበዋል።

ከከፍታ ቦታ የተነሳው ይህ ሰፊ አቀበትና ቁልቁበት ያለው መሬት በአብዛኛው ጥቁር አረንጓዴ/ቡኒ እፅዋት ለብሷል። መሀል ላይ የጭቃ ቀለም ያለው ወንዝ በመጠምዘዝ ረጅም መንገድ ሲያደርግ ይስተዋላል።

ልብ የሚመስሉ ትላልቅ፣ ጥቁር አረንጓዴ ቅጠሎች ያሉት ቁጥቋጦ በቅርበት ይታያል። ቅጠሎቹ ጥቅጥቅ ብለው የተሰባሰቡ ሲሆን፣ ከቅጠሎቹ መካከል ጥቂት ቢጫ-ብርቱካናማ ቀለም ያላቸው አበባዎች ይገኛሉ።

በቀይ ገመዶች የታሰሩ ጥንድ ማሮን ቀለም ያላቸው ስኒከር ጫማዎች በነጭ ጠረጴዛ ላይ አሉ። ጫማዎቹ በከፊል ነጭ ጫማዎች አሏቸው። ከበስተጀርባ በአንጸባራቂ ማሰሮ ውስጥ አንድ ትንሽ ሰው ሰራሽ አረንጓዴ ተክል ቆሟል።

የተጠበሰ በቆሎ በጠቆረ፣ ክብ ቅርጽ ባለው የሽመና ሳህን ላይ ተቀምጧል። ከሳህኑ በታች፣ በቼክ ምልክት ያጌጡ ሁለት ነጭ ጽዋዎች ውስጥ ጥቁር ቡና አሉ። ጠቅላላው ነገር በሽመና በተሰራ ቡናማ መሶብ ላይ ተቀምጧል።

ከጣሪያ መብራቶች በታች በዘመናዊ ፋብሪካ መጋዘን ውስጥ በርከት ያሉ ምርቶች በከረጢት ታሽገው ተከምረዋል። ከፊት ለፊት ቡናማ የሆኑ ከረጢቶች በእንጨት ፓሌቶች ላይ በብዛት ሲደረደሩ፣ ከኋላቸው ደግሞ ብዙ ነጭ ከረጢቶች ግድግዳ እስኪመስሉ ድረስ ከፍ ብለው ተደርድረዋል።

የኔስሌ ኒዶ ደረቅ ወተት ያለበት ቢጫ ቆርቆሮ ሲሆን፣ ትልቁ አረንጓዴ የ"NIDO" ፊደል ጎልቶ ይታያል። ቆርቆሮው ሃያ ስምንት በመቶ የወተት ቅባት እንደያዘ በእንግሊዝኛ እና በአረብኛ ቋንቋዎች ያመለክታል። የንፁህ ክብደቱ አራት መቶ ግራም ነው።

ትኩረቱ በአማርኛና በእንግሊዘኛ የተጻፈው "የኢትዮጵያ ብሔራዊ ሙዚየም" የሚል ስያሜ ያለበት ሰፊ ነጭ ምልክት ላይ ነው። ምልክቱ በሁለት የሲሚንቶ ምሰሶዎች ላይ ተቀምጧል፣ የመግቢያ በሩ ጥቅጥቅ ባለ አረንጓዴ ዛፎች ተከቧል።

በርካታ የእርዳታ እቃዎች በክፍል ውስጥ ተከማችተው ይታያሉ፤ እነዚህም በርካታ ዘይቶች፣ በከረጢት የታሸጉ የእህል ምርቶች እና የዘር ካርቶን ሳጥኖች ይገኙበታል። በግራ በኩል ጭምብል ያደረገ አንድ ሰው ከሰማያዊ ልብሱ ጋር ተደግፎ ቆሞ ይታያል፤ የክፍሉ መስኮቶችም በጨርቅ ተሸፍነዋል።

ወንዶችና ሴቶች በባህላዊ ልብሶች የለበሱ ናቸው። ወንዶቹ ነጭ ሻማና እና ሌሎች አልባሳት ለብሰው ዱላ ይዘዋል። ሴቶቹ ነጭ ቀሚሶች፣ ባለብዙ ቀለም ካባ እና የሳር ክምርን ይዘው ጎንበስ በማለት ትዕይንት ያሳያሉ።

በመስታወት በተሠራ ቤት ውስጥ ብዙ ዶሮዎች በግልጽ ይታያሉ። ነጭ፣ ቀይና ጥቁር ቀለም ያላቸው ዶሮዎች በሽቦ አጥር ተለይተው በቅርብ ርቀት ተኮልኩለዋል። በስተጀርባ በብርሃን የተሞላ ሰፊ የዶሮ እርባታ ቦታ አለ።

ሶስት በመጠናቸው የተለያዩ የቅባት ማስቀመጫ ፕላስቲክ ጠርሙሶች እንደየ መጠናቸው ተደርድረዋል። እነዚህ ፕላስቲኮች ብርቱካናማ ክዳን ያላቸው ሲሆን በላያቸው ላይ ረጅም ጸጉር ያላት ሴት ያለችበት ምስል ተለጥፏል።

ያ ምን ያምራል! አንድ ሰው ባህላዊ ጀበናን ከፍ አድርጎ ወደ ትንሽ ሲኒዎች ትኩስ ቡና ይቀዳል። እነዚህ ሲኒዎች የተቀረጸ የእንጨት ጠርዝ ባለው በሚያብረቀርቅ ትሪ ላይ ተቀምጠዋል። ከበስተጀርባ ግራጫ ግድግዳ እና የቤተመቅደስ ቅርጽ ያላቸው ነገሮች አሉ።

ምስሉ በሁለት ክፍሎች የተከፈለ ሲሆን፣ በግራ በኩል ጥቁር ፀጉር ባለው ቆዳ ላይ ነጭ የቆዳ ቀለም መለወጥ ይታያል። በቀኝ በኩል ደግሞ ጥቁር አረንጓዴ ቅጠሎችና ፈዛዛ ቢጫ አበባዎች ያሉት ተክል በግልጽ ይታያል።

አራት ባህላዊ፣ በሽመና የተሠሩ እና ከቀይ ገለባ የተሠሩ ቅርጫቶች አብረው ይታያሉ። ቅርጫቶቹ እንደ አበባ የሚመስል ንድፍ ፈጥረዋል። በመሀል ላይ ደግሞ የውበት አምሳያ የሆኑ ነጭ እና ጥቁር ሰማያዊ ቀለም ያላቸው መስመሮች አሉ።

ገደላማ በሆነ ኮረብታ ላይ ብዙ እርከኖች ተሰርተዋል። በእያንዳንዱ እርከን ላይ ብዙ ትናንሽ ዛፎች እና ችግኞች ተክለዋል። እርከኖቹ በድንጋይ ግንቦች የተገነቡ ናቸው። ከታች ትልልቅ ቅጠል ያላቸው የሙዝ ተክሎችአሉ።

የነጠብጣብ ዥብ ከጎን ተነስቶ፣ በአጭር ቡናማ ሳርማ መሬት ላይ በትንሹ ወደ ቀኝ ሲጓዝ ይታያል። ዥቡ በአፉ በትንሹ ከፍቶ ሲሄድ፣ አጭር ወፈር ያለ ፀጉር አለው።

ብዙ ሰዎች በተጫነች ጥቁር መኪና ላይ ተደግፈው፣ በጣም ባሸዋማ በሆነ በረሃማ መንገድ ላይ እየገፉ ነው። ከፊት ለፊታቸው አንድ ነጭ ልብስ የለበሰ ሰው ቆሟል። መኪናው በሰማያዊ ሸራ የተሸፈኑ ዕቃዎችን ተሸክሞአል። አየሩ ደረቅ እና ፀሐያማ ነው።

ደብረ ብርሃን ዩኒቨርሲቲ (DBU) አርማ በሰማያዊ ጀርባ ላይ ቀርቧል። አርማው የመክፈቻ ቁልፍ መልክ ያለው ሲሆን፣ በውስጡም መጽሐፍ፣ የእውቀት ብርሃን፣ ማይክሮስኮፕ፣ እና የኢትዮጵያ ሰንደቅ ዓላማ ስዕሎች ይገኛሉ።

ባህር ዳር ላይ፣ ጣና ሐይቅ ዳር የሚገኝ የመዝናኛ ስፍራ “ጣይቱ መናፈሻ” የሚል መጠሪያ አለው። ለሐይቁና ለከተማው ውበት ከመጨመሩም ባሻገር ትልቅ የሆነ የመዝናኛ ማእከልም ነው።

አንድ ሰው ከሁለት ሴት ልጆች ጋር ተሰልፎ ቆሟል፤ ሁሉም ፈገግ ይላሉ። ትልቋ ልጅ አረንጓዴ ካርዲጋንና ቀይ ቀሚስ ለብሳለች፤ ታናሽዋ ደግሞ ደማቅ ሮዝ ጃኬት አድርጋለች።

በዚህ ሥዕል ላይ የሪቦኑክሊክ አሲድ መዋቅር እንደ ባለ አንድ ፈትል ጠመዝማዛ ቀርቧል። ሰማያዊው ገመድ ስኳር-ፎስፌት የጀርባ አጥንትን ሲያመለክት፣ ባለ ቀለም ትሮች ደግሞ ኑክሊዮታይድ ይባላሉ።

አዲስ በተገነባ የእንጨት መዋቅር ላይ 'አምባሳደር ፓርክ' የሚል የእንግሊዝኛ ጽሑፍ የያዘ ምልክት ይታያል። ምልክቱ በረጃጅም ዛፎችና አረንጓዴ ቅጠሎች የተከበበ ሲሆን ከሥሩ የብረት በሮች አሉ። ይህ ወደ አረንጓዴ ስፍራ መግቢያ ሆኖ ያገለግላል።

ከሰፋፊ ቅጠላማ ተክሎች መካከል ትልቅ ክብ ቅርጽ ያለው የሳር ክዳን ያለው ባህላዊ ጎጆ ይታያል። የጎጆው ግድግዳዎች ከጭቃና ከድንጋይ የተሠሩ ሲሆን፣ ጥቂት ትናንሽ መስኮቶች አሉት። በስተጀርባ በተራሮች ላይ ለምለም አረንጓዴ ተክሎች ይገኛሉ።

የጎማ ወንበር ላይ የተቀመጡ ሴቶች ከቤት ውጭ ባለው የቅርጫት ኳስ ሜዳ ላይ ይጫወታሉ። አንዳንድ ተጫዋቾች ቀይ የሌሎቹ ደግሞ ቢጫ ቲሸርት ለብሰዋል። በስተጀርባ ዛፎችና ቀይ ከለር ያለው ግድግዳ እንዲሁም ነጭ ድንኳኖች አሉ።

አንድ ሰው በአናጢነት ወርክሾፕ ውስጥ ሆኖ የእንጨት ጣውላ በኤሌክትሪክ መጋዝ እየቆረጠ ነው። ግራጫ ቲሸርት የለበሰው ሰውዮው፣ ጣውላውን በመጋዙ ላይ ትኩረት ሰጥቶ ይገፋል። ወርክሾፑ በእንጨት ቁርጥራጮች እና በተለያዩ መሳሪያዎች ተጨናንቋል።

ከፊቱ አስፓልት መንገድ ያለው የዋሻ መግቢያ ይታያል። ዋሻው የተከበበው በአረንጓዴ ሳርና ዛፎች በተሸፈነ ተራራማ መሬት ነው። በዋሻው መግቢያ በኩል ቢጫ መከለያዎች ያሉት የሲሚንቶ አጥር አለ፤ የመንገዱ ገጽታ እርጥብ ይመስላል።

የዘመናዊ ህንፃ ውጭ ሁለት የብርጭቆ ሊፍቶች በኮንክሪት ግድግዳ ላይ ጎልተው ይታያሉ። የሊፍቶቹ ውስጥ በደማቅ ነጭ ፍሎረሰንት መብራቶች ያበራሉ። በታችኛው ሊፍት ውስጥ የቆመ ሰው ጥላ ሲንቀሳቀስ ይታያል።

ከፍራፍሬ መሸጫ መደብር ውጭ የተንጠለጠሉ ሙዝ እና ሌሎች ፍራፍሬዎች ይታያሉ። የመደብሩ ምልክት በአማርኛ "የጁስና የፍራፍሬ መሸጫ" የሚል ሲሆን፣ በተለያዩ ፍራፍሬዎች ያጌጠ ነው። መደብሩ የተገነባው ከቢጫ እና ቀይ ጡብ ግድግዳ ፊት ለፊት ነው።

እጅግ በጣም ብዙ ቢጫና አረንጓዴ ማንጎ ፍሬዎች ወለል ላይ ረዥም መስመር ሰርተው ተነጥፈዋል። እነዚህ ፍራፍሬዎች ለገበያ የተዘጋጁ ይመስላሉ። ከበስተጀርባ በኩል አንዳንድ ሳጥኖች ወይም እቃዎች በጥቁር ፕላስቲክ ተሸፍነው አሉ።

አንድ የራስዋን ጨርቅ (ሻሽ) የለበሰች ሴት፣ አበባ ያለበት ረጅም ልብስ ለብሳ፣ ባለብዙ ቀለም ቅርጫት ስትሰራ ይታያል። በስተቀኝ በኩል የቆዳ ቀለም ያለው ሱሪና ሸሚዝ የለበሰ ሕፃን ልጅ ቆሞ አለ።

ጥራት ያለው ዲጂታል ካሜራ በጥቁር ቀለም ተቀርጿል። ካሜራው ከላይ ትልቅ የማይክራፎን መለዋወጫ ተሰክቷል፤ ሌላ ማይክራፎን፣ ሌንስ፣ 32 ጂቢ ሜሞሪ ካርድና የቆዳ ቦርሳ በዙሪያው ተበትነዋል። የካሜራው ስክሪን የተከፈተበት ምስል ከላይ ቀኝ ጥግ ላይ አለ።

የተለያዩ የባልትና ዉጤቶች በእቃ መደርደሪያ ላይ በስርዓት ተደርድረዋል። መደርደሪያዉ ከብረት የተሰራ ነዉ። አራት ደረጃ ያለዉ መደርደሪያ ምጥን ሽሮ፣ በርበሬ ፣ ምጥን ያልሆነ ሽሮ እና የበሶ ዱቄት ተደርድረዋል።

ባለ ብዙ ቅርንጫፎች እና ትናንሽ ቢጫ አበቦች ያለው የግራር ዛፍ በመሃል ጎልቶ ቆሟል። ዛፉ በብሩህ ሰማያዊ ሰማይ ስር ሆኖ፣ አካባቢው በሳርና ቁጥቋጦዎች የተሞላ ነው። ከበስተጀርባ በሩቅ የኮረብታ መሬትና ሌሎች እፅዋት ይዘረጋል።

ከፍተኛ ብርሃን ባለበት ሁኔታ አንድ ነጭ ቀለም ያለው የመንገደኞች መኪና ከፊትና ከጎን ተነስቶ ይታያል። መኪናው ለሰባት ሰዎች የሚሆን ቦታ ያለው ይመስላል። በቅርብ ርቀት የተነሳው የመኪናው ፎቶግራፍ ንጹሕ በሆነ ዳራ ላይ ቀርቧል።

አዳራሽ በሚመስል ቤተ-መጻሕፍት ውስጥ፣ በርካታ ተማሪዎች በትልልቅ ጠረጴዛዎች ዙሪያ ተቀምጠው ሲያጠኑ ይታያሉ። ክፍሉ በሁለቱም ጎኖች በመደርደሪያዎች ላይ በተደረደሩ መጻሕፍት የተሞላ ሲሆን፣ በታችኛው ቀኝ ጥግ ላይ ዜና እየተረጎመች ያለች አንዲት ሴት ምስል ተደራርቦ ይታያል።

ሳተላይት ማለት መሬትን ወይም ሌላ የሰማይ አካልን የሚዞር ሰው ሰራሽ ነገር ነው። ኢትዮጵያ የመጀመሪያዋን የመሬት ምልከታ ሳተላይት ታህሳስ 10 ቀን 2012 ዓ.ም. አምጥቃለች። ይህች ሳተላይት ግብርናን፣ የአየር ሁኔታን እና የተፈጥሮ ሀብትን ለመቆጣጠር ጠቃሚ መረጃዎችን ትሰበስባለች።

እንደ ሰው የተሠራ ሮቦት በመኝታ ክፍል ውስጥ ወለሉን በቫክዩም ማጽጃ እያጸዳ ነው። ሮቦቱ ነጭ እና ሰማያዊ ቀለም ያለው ሲሆን በራፍ አጠገብ ተነስቶ ይታያል። በክፍሉ ውስጥ አልጋና መስኮት አለ።

አገር በቀል ቢጫ ቀለም ያላቸው ሁለት ረዣዥም ሕንፃዎች ሜዳ ላይ ቆመዋል። በግንባሮቹ መካከል ሰፋ ያለ የጠጠር እና የሣር መናፈሻ አለ። ከበስተጀርባው ደግሞ ትልልቅ ተራሮች ይገኛሉ።

የአዲስ አበባ ዩኒቨርሲቲን ዓርማ በክብ ቅርጽ ተቀርጿል። ዓርማው በሰማያዊ ጀርባ ላይ ቢጫ ቀለም ያለው መሽከርከሪያ (ጊር) እና ክፍት መጽሐፍ ያሳያል። በዙሪያው በሁለቱም በኩል የእህል ዘለላዎች አሉ። በላይኛው ክፍል "አዲስ አበባ ዩኒቨርሲቲ"የሚለው ጽሑፍ በግዕዝ እና በእንግሊዘኛ ተጽፏል።

ደማቅ ነጭ ፈረስ በአራቱም እግሮቹ ተንጠራርቶ በመሮጥ ላይ ነው። የፈረሱ ጭራ ብጫ ሲሆን አፏ ጥቁር ልጓም አለው። ከበስተጀርባ ጥቅጥቅ ያለ አረንጓዴ ጫካ ይታያል።

እርሻውን ሙሉ በሙሉ የሸፈኑ ትላልቅ እና ደማቅ ቢጫ የሱፍ አበባዎች በርቀት ይዘረጋሉ። ከበስተጀርባ ኮረብታማ በሆነ መልክዓ ምድር መካከል የጭቃ መንገድ ሲታይ፣ በአድማስ ላይ ደግሞ ሰማያዊ ሰማይ ይገኛል።

በትኩረት የተቀረጸ የባህል ቁሳቁስና ስጦታ መሸጫ መደብር ይታያል። ብዙ የተጠለፉ ቅርጫቶች፣ የአንገት ጌጦች፣ የቆዳ ቦርሳዎችና ሥዕሎች በየቦታው ተንጠልጥለውና ተደርድረው ይገኛሉ።

ትናንሽ ቀንድ ያለው፣ ቀይ ቡናማ ቆዳና ነጭ ሆድ ያለው አጋዘን መሰል እንስሳ (ኢምፓላ) ጥቅጥቅ ባለ በዛፍና በቁጥቋጦ በተሸፈነ አካባቢ ይታያል። አጋዘኑ ወደ ቀኝ አቅጣጫ እየተራመደ ሲሆን፣ ከኋላው ትልቅ የዛፍ ግንድና ከላይ እሾሃማ አረንጓዴ ቅጠሎች አሉ።

ምስሉ የሱቅ መደርደሪያ ላይ የተደረደሩ የተለያዩ አይነት እና ጣዕም ያላቸው የሌይስ (Lay's) ቺፖችን ያሳያል፡፡ ቢጫ፣ ሰማያዊ፣ ጥቁር እና አረንጓዴ ቀለም ያላቸው የቺፕስ ፓኬጆች በብዛት ተጋግረዋል።

የሰው እጅ ከፓምፕ በሚወጣ የሰራቬ እርጥበት ክሬም የያዘ ትልቅ ነጭ ዕቃን ይጫናል። ሌላኛው እጅ ክሬሙን ለመቀበል ወደ ላይ ቀርቧል። ከበስተጀርባ ነጭ የጡብ ግድግዳ እና የእፅዋት ማስጌጫዎች አሉ።

ጥርት ያለ የመጠጥ ውሃ በቧንቧ ተርከፍክፎ ከሚገኝበት ቦታ ላይ በአረንጓዴ የትምህርት ቤት ዩኒፎርም የለበሱ ሰባት ህፃናት መስመር ይዘው ይታያሉ። ሁሉም ህፃናት በደስታ ፈገግ ብለው፣ በመስታወት ኮብ የሞላ ንፁህ ውሃ በመያዝ የፊት ለፊት ካሜራውን እየተመለከቱ ነው።

አንድ በዕድሜ የገፉ፣ ጥቁር ቆዳ ያላቸው ሰው የቅርብ ምስል። ሰውየው ነጭ ልብስ ለብሰው ፈገግ እያሉ በቀጥታ ይመለከታሉ። ግንባራቸው ላይ ሁለት ትናንሽ ነጭ ምልክቶች አሉ። ፀጉራቸው ግራጫ ሲሆን የፊታቸው ገፅታዎች ግልጽ ናቸው። ደብዛዛ ብርሃን ከበስተጀርባ አለ።

ሐይቅ ወይም ሰፊ የውሃ አካልን የሚመለከት የውጭ መዝናኛ ስፍራ ነው። ከእንጨት የተሠሩ የጥላ መቀመጫዎችና ጠረጴዛዎች በጣሪያው ላይ ተቀምጠዋል። መቀመጫዎቹ በብርድ ልብስና በቢጫ ትራሶች ያጌጡ ናቸው። ከበስተጀርባ ሰማያዊው ውሃ፣ ሰማዩና ሩቅ ያለ መሬት ይታያሉ።

አረንጓዴ የሳር ምድር መሮጫ መስመር በሁለቱም ጎኖች ጥቅጥቅ ባሉ የሙዝ እርሻዎች እና በባህላዊ እና ዘመናዊ ቤቶች የተከበበ ሆኖ ከላይ ይታያል። መንገዱ ወደ ሩቅ አድማስ የሚሄድ ሲሆን፣ ዙሪያው በዛፎች ተሸፍኗል።

ጥቁርና ክብ ቅርጽ ያለው የኤሌክትሪክ ምጣድ በነጭ ዳራ ላይ ተቀምጧል። ምጣዱ በጥቁር መሰረት ላይ የተቀመጠ ሲሆን፣ የሙቀት መቆጣጠሪያ ቁልፍ አለው። ከብር የተሠራ መክደኛ ከላዩ ላይ ወደ ጎን ተገልብጦአል፣ የኤሌክትሪክ ገመድም ከምጣዱ ወጥቷል።

ሁለት የተለያዩ ቀለም ያላቸው መያዣዎች ያሉት መቀስ ይገኛል። የመቀሱ ምላጭ ብርማ ሲሆን፣ መያዣው ሰማያዊና ሮዝ ነው። የብረት ሪቬት ምላጮቹን አንድ ላይ ያገናኛል።

የኢትዮጵያ ባህላዊ የጥልፍ ሥራ የእጅ ቦርሳዎች በተለይዩ ቀለማት እንደ ሰዉ ፍላጎት የተሠሩ ናቸው። ጥንቃቄ በተሞላበት የእጅ ሥራ ተዘጋጅተው ለተለያዩ ባህላዊ አጋጣሚዎች ያገለግላሉ።

ከአረንጓዴ ጫካ ዳርቻ በሚገኝ ለምለም ሜዳ ላይ በርካታ የንብ ቀፎዎች ተተክለዋል። ቀፎዎቹ ቢጫ ቀለም ያላቸውና በረጃጅም እንጨቶች ላይ ተቀምጠው ይታያሉ። ዙሪያውን ረዣዥም ዛፎችና ወፍራም ዕፅዋት ይሸፍኑታል።

ነብሩ ቀጥ ብሎ ወደ ፊት ይመለከታል፤ አንደበቱ ደግሞ በትንሹ ወጥቷል። ጀርባው ላይ ብዙ አረንጓዴ ሣርና ቁጥቋጦ ያለው ተፈጥሯዊ አካባቢ ይገለጻል።

ጥቁር የውሃ ቁፋሮ መኪና መስክ ላይ የጉድጓድ ቁፋሮ ሥራ ሲያከናውን ብዙ ሰራተኞች በብርቱካናማና በቢጫ የደህንነት ልብስ ለብሰው ከጎኑ ቆመዋል። ሰራተኛው በቁፋሮው ላይ ቆሞ ይታያል፤ ቁፋሮውም ጭቃና ውሃ ወደ ላይ እየረጨ ነው።

ደስተኛ የሆነች ወጣት ሴት በጠራራ ፀሐይ በለመለመ ሜዳ ላይ ተቀምጣለች። ነጭ፣ ቀላል ልብስ የለበሰችው ወጣት ጥቁር የአንገት ሐብል ያደረገች ሲሆን፣ በግራ እጇ ጭንቅላቷን እየነካች በቀኝ እጇ አረንጓዴ ቅጠል ይዛለች። በአካባቢው ረጅም ሳር ይበቅላል።

የውሃ ሃያሲንት የተባሉ አረንጓዴ ተክሎች በትልቅ ክምር ተነቅለው በውኃማ በሆነ መሬት ላይ ተከምረዋል። ተክሉ ከሐይቁ ወይም ከወንዙ ተነቅሎ የወጣ መሆኑን የውሃው ገጽታ ያመለክታል። በስተጀርባ ጥቅጥቅ ያሉ አረንጓዴ ዛፎች አሉ።

ቡናማ ቀለም ያለው የመስታወት ጠርሙስ 'meta beer' የሚል ጥቁርና ቀይ መለያ አለው። ጠርሙሱ ከጎኑ ወርቃማ ቀለም ያለው አረፋ የያዘ የመስታወት ቢራ ብርጭቆ ይታያል። ሁለቱም በእንጨት ጠረጴዛ ላይ የተቀመጡ ሲሆን፣ የመጋረጃ ዳራ አለ።

ሁሉን አቀፍ መሳሪያ ያለው ጥቁር መልቲ ቱል ቢላዋ በነጭ ጀርባ ላይ ተዘርግቷል። ቢላዋው ዋናውን ጥቁር ምላጭ፣ የተሰነጠቀ መጋዝ፣ ጠመዝማዛ ሹካ፣ መቀስ እና ሌሎች ትናንሽ መሳሪያዎች አሉት። በዋናው አካል ላይ ተጽፏል።

ከፊት ለፊት አንድ አዛውንት ነጭ ልብስ ለብሰው እና ብርቱካንማ ባርኔጣ ደፍተው በእጃቸው በትር ይዘዋል። ከፊታቸው ብዙ ጠረጴዛዎች እና ቡናማ ወንበሮች እንዲሁም አረንጓዴ የቤት ውስጥ ተክሎች ያሉት ክፍት ካፌ ይታያል።

ሁለት ወንዶች ከድንጋይ መውረጃ በሚወጣ ውሃ ፕላስቲክ ጠርሙሶችን ይሞላሉ። አንደኛው ወንድ ቀይ ጃኬት እና ሰማያዊ ኮፍያ ለብሷል፣ ሌላኛው ደግሞ ጥቁር ሸሚዝና ሱሪ አድርጓል። መሬቱ ጭቃማና ረግረጋማ ሲሆን ቢጫ የጀሪካን ውሃ መያዣ በአቅራቢያው ተቀምጧል።

ከአድዋ ጦርነት ጋር ተያያዥነት ያላቸው የዐፄ ምኒልክና የእቴጌ ጣይቱ ሥዕሎች የጋዜጣውን የፊት ገጽ ዋና ክፍል ይዘዋል፡፡ በሥዕሎቹ ሥር ደግሞ በጌጥ የተጻፈ "አፄ" የሚል ቃልና "ADWA" የሚል የእንግሊዝኛ ቃል ይታያሉ።

ሰማያዊ ዳራ ላይ የወርቅ ጠርዝ ያለው ሰማያዊና ነጭ አርማ። አርማው "በባህር ዳር ቀነማ ስፖርት ክለብ" የሚለውን ጽሑፍ ይዟል ።። በክለቡ አርማ ውስጥ የውሃ ፏፏቴ፣ ታንኳ እና የዘንባባ ዛፍ የባህር ዳርን ገፅታ ያሳያል።

በርካታ ህፃናት በአረንጓዴ የሳር ሜዳ ላይ ሆነው በአንድነት እንቅስቃሴ ያደርጋሉ። ልጆቹ በቀለማት ያሸበረቁ ልብሶችን ለብሰዋል፤ ከኋላቸው የአንበሳ ቅርጽ የለበሰ ሰው ቆሟል። ከልጆቹ ጀርባ የብረት አርክ (ቅስት) እና ዛፎች ይታያሉ።

ሦስት ሴቶች ከህንጻው ደጃፍ ላይ ቆመው ፎቶ ተነሱ። አንደኛዋ ጥለት ያለበት ቀሚስ፣ ሌላዋ ሮዝ ጃኬት፣ ሦስተኛዋ ጥቁር ጃኬት ለብሳለች። ሦስቱም በፋሽን አኳኋን ተሽቀርቅረዋል።

ነጭ እና ሰማያዊ ቀለም ያለው ዲጂታል ክብደት መለኪያ መሳሪያ ለብቻው ተቀምጧል። ክብደቱን የሚያሳይ ሰፋ ያለ ማሳያ፣ ሌሎች ጥቃቅን ማሳያዎች እና ሰማያዊ የአዝራር ሰሌዳዎች አሉት።

ከተማ ውስጥ ብዙ ከፍታ ያላቸው ሕንፃዎች ከበስተጀርባ ሆነው ይታያሉ። በመካከለኛው በኩል ባለ ብዙ መስመር መንገድ ላይ መኪኖች፣ አውቶቡሶች እና ከፊት በኩል ሞተር ብስክሌቶች እየተጓዙ ነው።

በትኩረት የተነሳው የሴት ምስል ይታያል። ሴቷ ቀይ፣ ቢጫና አረንጓዴ የያዘ ቲሸርት ለብሳለች። አንገቷ ላይ ወፍራም የአንገት ጌጥና በእጆቿ ላይ ብዙ የብር አምባሮች አድርጋለች።

ብዙ ቁጥር ያላቸው ምሩቃን ተማሪዎች ሐምራዊ ቀለም ያላቸው የምርቃት ጋዋን ለብሰው ከሰፊ አደባባይ ላይ የምስክር ወረቀቶቻቸውን ይዘው የቡድን ፎቶ እየተነሱ ነው። ተማሪዎቹ በደስታ ፈገግ ብለው ቆመዋል፤ ከበስተጀርባ ረጃጅም ዛፎች እና ቀይ ፊኛዎች ይታያሉ።

ይህ ብሩህ ፎቶግራፍ በጠራ ሰማይ ስር በተዘረጋ የእህል እርሻ ውስጥ የሚሠራ ቢጫ ቀለም ያለው ትልቅ የ'ኒው ሆላንድ' ኮምባይነር ያሳያል። ማሽኑ የደረቀውን ሰብል እየሰበሰበ ሲሆን ከበስተጀርባው የዛፍ መስመር እና ቀለል ያለ ሰማያዊ ሰማይ ይታያል።

ከፍ ያለ፣ የሚያብረቀርቅ ጥቁር ፒያኖና ጥቁር መቀመጫ ከፊት ለፊቱ ተቀምጧል። ፒያኖው ነጭና ጥቁር ቁልፎች ሲኖሩት፣ በላዩ ላይ ጽሑፍ አለ። ከታች ደግሞ ወርቃማ ቀለም ያላቸው ፔዳሎች አሉ።

ረጃጅም የተለያየ ጣዕም ያላቸው የ'ሜንቶስ' ከረሜላ ጥቅሎች እና ከሱ በታች ባሉ መደርደሪያዎች ላይ ደግሞ የፕላስቲክ መያዣ ውስጥ የታሸጉ ሌሎች ከረሜላዎች ተደርድረዋል፡፡ ከረሜላዎቹ በአብዛኛው ነጭ፣ ቀይ፣ ብርቱካናማ፣ ሮዝ፣ አረንጓዴ እና ሰማያዊ ቀለም አላቸው።

በየክልሉ እና እንደባህሉ ሁሉም ያለው የባህል መገለጫ የተለያየ ነው። ለምሳሌ ወደ አፋር ክልል ብንመለከት የወንዶቹ የጸጉር ሁኔታ እየተከፈለ እየተቋተረ ቂቤ ተቀብተው ይሄዳሉ።

ሰፊ ማእድ ቤት ውስጥ ኤል-ቅርጽ ያላቸው ነጭ ካቢኔቶች በመገጣጠም ላይ ናቸው። የግድግዳው ክፍል ግራጫ እና ጥቁር ሞዛይክ ንጣፎች አሉት፣ አንድ ትልቅ መስኮት መሀል ላይ ይገኛል። ወለሉ ያልተጠናቀቀ ሲሆን፣ በስተቀኝ በኩል ግንባታ ነክ ፍርስራሾች ተከምረዋል።

የኢትዮጵያ የምግብ እና የመድኃኒት አስተዳደር በኢ.ፌ.ዲ.ኤ አዋጅ መሰረት የመድኃኒቶችን ደኅንነት፣ ጥራት እና ውጤታማነት የማረጋገጥ ኃላፊነት የተሰጠው ሃገራዊ የመንግስት ተቋም ነው።

ትኩስና በብዙ ቁጥር የተደረደሩ ቀይና ብርቱካናማ ቲማቲሞች በቅርብ ርቀት ይታያሉ። ቲማቲሞቹ ሙሉውን ቦታ የሸፈኑ ሲሆን፤ አንዳንዶቹ በግልጽ ቀይ ሲሆኑ፣ ሌሎቹ ደግሞ ቢጫና አረንጓዴ ቀለም አላቸው። በቀኝ በኩል የወረቀት ጫፍ በቲማቲሞቹ ላይ ተንጠልጥሎ ይገኛል።

ረዥሙና ሰፊው አስፋልት መንገድ በሁለት ጎን የጎዳና መብራቶች ቆመዋል። በግራ በኩል ረጅም እና ባለ ብዙ ፎቅ ብርቱካናማ እና ቢጫ ህንፃዎች ተሰልፈዋል። ሰዎች በስተቀኝ በኩል በእግረኛ መንገድ ላይ ይሄዳሉ፤ ሰማዩ ደመናማ ነው።

ነጭ ግድግዳ ላይ የአፍሪካን ካርታ መልክ የያዘ፣ ጡጫ የተቀረጸበት ጥቁር ምልክት ተለጥፏል። ከምልክቱ ስር "አንድነት ፓርክ" የሚል የአማርኛና የእንግሊዝኛ ጽሑፍ በጥቁር ተጽፏል። ከፊት ለፊቱ ወይንጠጃማ አበባዎች ሲታዩ ከጎኑ ወደ ላይ የሚወጣ ደረጃ አለ።

ጥቁር አረንጓዴ ወይም ጥቁር ሰማያዊ ቀለም ያለው ትንሽ የጠረጴዛ ማራገቢያ ነው። ማራገቢያው በክብ መከለያ ውስጥ ሲሆን፣ ከታች በኩል ደግሞ ቀጥ ያለ መቆሚያና ሰፊ መሰረት አለው።

የተጋገረ የእንጀራ ዳቦ የመሰለ ምግብ በሁለት መሶቦች ላይ ተከምሮ በሰማያዊ ቁም ሳጥን ላይ ተቀምጧል። ዳቦው ቡናማ ቀለም አለው። ከበስተጀርባ በካሬ ቅርጽ የተሰሩ ግድግዳ ላይ የተለበጡ ንጣፎች እና የቡና ምስል ያለባቸው ፖስተሮች ይስተዋላሉ።

ጥቁር እና ነጭ ላሞች በደን የተሸፈነ ቦታ ላይ ቆመው አሉ። ከላሞቹ ጀርባ ጥቂት ሰዎች ቆመው፣ አንዳንዶቹ ወደ ካሜራው ሲጠቁሙ ሌሎች ደግሞ አጠገባቸው ያሉ ላሞችን ይዘዋል።

ክብ ቅርጽ ባለው የሽመና ማስዋቢያ ጀርባ ፊት ለፊት ባህላዊ የሰርግ ወይም የቃል ኪዳን ሥነ ሥርዓት ተዘጋጅቷል። ወለሉ ላይ በተነጠፈ የሽመና ምንጣፍ ላይ፣ ጥቁርና ቢጫ ትራሶች፣ ወንበርና የተለያዩ የሸክላ ዕቃዎች ተቀምጠዋል።

መንገድ ላይ፣ ፀሐይ ስትጠልቅ የቆመች በጨለማ ልብስ የተሸፈነች ሰው ትታያለች፣ በእጇ የያዘችው ዘንግ ከፊቷ ይገኛል። በስተጀርባ በተለያየ እርቀት የቆሙ የብዙ ተራራዎች ረድፍ በደብዛዛ ብርሃን ተሸፍነዋል።

ከላይና ከታች አራት የምግብ ምስሎች ያሉት ኮላጅ ነው። በግራ በኩል አንድ ጎልጉሎ የተቀመጠ እንጀራ ሲሆን በላዩ ላይ ቢጫ ወጥና አረንጓዴ በርበሬ አለው። በቀኝ በኩል በሳህን የተቀመጠ ቢጫ ወጥ እና የተጠቀለለ እንጀራ አለ።

ከበስተጀርባ ጥቅጥቅ ያለ ጨለማ ዳራ፣ ባህላዊ ልብስ የለበሱ ወንዶች ሲዘምሩ ይታያሉ። ወንዶቹ ነጭ ኮፈኖችና ጥቁር ወይም ቡናማ ትላልቅ ሻሾች ተጠቅልለውባቸዋል። ስምንት ወንዶች ወደፊት ሲመለከቱ፣ ከበስተጀርባ ብዙ ዛፎች ይታያሉ።

አንድ ሰው በጠረጴዛ ላይ ያለውን የምግብ ጌጣጌጥ መክደኛ ያነሳል። ከስር በባህላዊ መሶብ ውስጥ ጥቁርና ነጭ የተቀመመ እንጀራና ወጥ አለ። ጠረጴዛው ላይ ነጭና ቡናማ ግርፋቶች ያሉት የጨርቅ ልብስ ተዘርግቷል። ከበስተጀርባ አንዲት ሴት በትንሽ ምድጃ አጠገብ ተቀምጣለች።

ሰማያዊና ነጭ ቀለም የተቀባ በሳር የተሸፈነ ጣራ ያለው ክብ የቤት አሠራር ይታያል። ቤቱ ክፍት ሜዳ ላይ የሚገኝ ሲሆን በአካባቢው ዛፎች እና የገለባ ክምር ይገኛሉ። ሰማዩ ንፁህና ደማቅ ነው።

ጥቁር ቲሸርት፣ ጃኬት፣ ሱሪ እና ኮፍያ ያደረገ ግለሰብ በመስኖ እርሻ በሚሰራበት የእርሻ ቦታ ላይ እጁን ወገቡ ላይ አድርጎ ቆሟል። ከሰውየው ራቅ ብሎም አንድ በስራ ላይ ያለ ሰው እንጨት ተደግፎ ቆሟል።

በገለልተኛ ነጭ ዳራ ላይ የተቀመጠ ጥቁር ክብ የኤሌክትሪክ ምጣድ ይታያል። ምጣዱ ከእጀታ ጋር የተከፈተ የብረት ክዳን እና የሙቀት መቆጣጠሪያ ቁልፍ ያለው የኃይል ማብሪያ ክፍል አለው።

በባለ ሁለት ፎቅ ግራጫ ሕንፃ ላይ ብዙ የተለያዩ የመኪና መለዋወጫ መደብሮች ምልክቶች አሉ። የታችኛው ወለል ሱቆች በብርሃን የተሸፈኑ የብረት በሮች ተዘግተው ሲታዩ ሁለት ሰዎች ከፊት ለፊቱ ያልፋሉ። በግራ በኩል የአንድ ዛፍ ቅጠሎች አሉ።

ውስጠኛው ክፍል በወርቃማ ብርሃን ደምቆ የሚታይ የምግብ ቤት ነው። የምግብ ቤቱ ግድግዳዎች ብርቱካናማ ቀለም አላቸው፤ አንደኛው ግድግዳ በጋዜጣ ቅንጣቢ ወረቀቶች ተሸፍኗል። በአዳራሹ ውስጥ ብዙ የእንጨት ጠረጴዛዎችና ወንበሮች ተደርድረዋል። የምግብ ዝርዝር እና ስዕሎች በብርቱካናማው ግድግዳ ላይ ተለጥፈዋል።

ጥቁር ቡናማ ቀለም ባለው የሸክላ መያዣ ውስጥ አረፋ ያለው ቢራ ይታያል። ቢራው ረዥም እና ቀጭን የሆነ ገለባ በመጠቀም ይጠጣል። ከበስተጀርባ በደበዘዘ ሁኔታ አንድ ትንሽ ሳህን የደረቀ ለውዝ ያለበት በቡናማ የእንጨት ጠረጴዛ ላይ አለ።

ጥንታዊ የቡና ሥነ ሥርዓት የሚፈጸምበትን ቦታ ነው። አንዲት ሴት ከጀበና ቡና ወደ ሲኒ ትቀዳለች፤ ከፊት ለፊቷ ባህላዊ ጸናጽል፣ ፍርፋሪ የሚመስል ምግብና የቀይ ፍራፍሬ ጭማቂ ተደርድሯል።

አንዲት ትንሽ ልጅ ቀይና ነጭ ሰንደቅ ዓላማ ይዛለች። ቀይና ነጭ ማልያና ቁምጣ ለብሳለች። ህፃኗ በአንድ እግሯ ቆማ በሌላ እግሯ ደግሞ የእግሯን ጫፍ ብቻ አቁማለች። ፊቷ ላይ ፈገግታ አለ። የስታዲየም ደረጃዎች ዳራ አለው።

የአማራ ሚዲያ ኮርፖሬሽን በአማራ ክልል ባህርዳር ከተማ ዋና መቀመጫውን በማድረግ በመላ ኢትዮጵያ መረጃን በማድረስ በብዙዎች ዘንድ ተወዳጅነትን ያተረፈ ሚዲያ ነው።

አራት ትናንሽ የተገለበጡ የላም ኩላሊት የሚመስሉ፣ ቡኒና ጥቁር ቀለም ያላቸው ማሰሮዎች በአንድ ረድፍ ተቀምጠዋል። ማሰሮዎቹ የተለያየ ጥቁረት ያላቸውን ቢጫ ፈሳሽ ይዘዋል፤ ከኋላቸው ቀላል ቀለም ያለው ግድግዳና ከታች ቀይ ገጽ ይገኛል።

ረዥም ጥቁር ፀጉር ያላት ሴት ባህላዊ የጥልፍ ልብስ ለብሳ፣ እጇን አገጯ ላይ አድርጋ ከካሜራ ርቃ ትመለከታለች። ፀጉሯ በስንጥርና በነጭ አበባዎች ያጌጠ ነው።

ባዳማ ተራሮች ላይ የሚገኙ እርከን እርሻዎች ከፊሉ በለመለመ ሣር ከፊሉ ደግሞ በእርሻ መሬት ተሸፍኗል። በላይኛው ግራ በኩል ጥቂት ቤቶች ከሩቅ ይገኛሉ፤ ሸለቆው በደረቁ ዛፎችና ቁጥቋጦዎች ተሞልቷል።

የግራር ዛፍ ቀጫጭን አረንጓዴ ቅጠሎች እና ነጭ ሹል እሽህ አሉት። የግራሩ ግንድ ቢጫማ የሆነ ነዉ። ከግራሩ ጀርባ የመብራት ምሰሶ ተተክሏል። የመብራት ገመድም ተሸክሟል።

የባህል ልብስ የለበሱ ወንዶችና ሴቶች በክፍት ቦታ ተቀምጠዋል። ወንዶቹ ነጭ ለብሰው ዋሽንት ይነፋሉ፤ ሴቶቹም በቀለማት ያሸበረቁ ቀሚሶችን ለብሰው እያጨበጨቡ ዘፈን ይጋራሉ። ጀርባው አረንጓዴ ነው።

በረሃማ ስፍራ ላይ በርካታ ሰዎች ተቀምጠው ይታያሉ። መሬቱ ደረቅ አሸዋማ ሲሆን ፀሐይማ የአየር ሁኔታ ነው። አንድ ሰው በቅርብ ወድቆ ተኝቷል። ሰዎች ጭንቅላታቸውን በጨርቅ ሸፍነዋል፤ ምናልባትም ሙቀቱን ለመከላከል ነው።

በትኩረት የተሰራ ክብ ቅርጽ ያለው የሽቦ ቅርጫት ይታያል። አራት የተለያዩ ክፍሎች ያሉት ሲሆን፣ ጥቁር፣ ነጭ፣ ቢጫ፣ ሰማያዊ እና አረንጓዴ ቀለሞችን ያሳያል። የተለያዩ የንድፍ ቅርጾች በውስጡ ይገኛሉ።

ከአየር ላይ በተነሳው በዚህ ምስል፣ ሰፊ አስፋልት መንገድ በሁለት አቅጣጫዎች ይከፈላል። በርካታ ነጭና ጥቁር መኪኖች በትይዩ እየተጓዙ ነው። በመንገዱ ዳር ላይ የገጠር ቤቶችና ጥቅጥቅ ያሉ አረንጓዴ ዛፎች አሉ። ከፍ ያለ ጭጋጋማ አየር አለ።

የኢትዮጵያ ጉምሩክ ኮሚሽን የሀገሪቱን የገቢና የወጪ ንግድ የሚቆጣጠር እና የሚመራ የመንግሥት ተቋም ነው። ዋና ሥራው ቀረጥና ታክስ መሰብሰብ ሲሆን፣ ሕገ-ወጥ ንግድና ኮንትሮባንድን በመከላከል የሀገርን ኢኮኖሚና ፀጥታ መጠበቅም ነው።

ፈገግታ ያላት ሴት ሯጭ በሩጫ ትራክ ላይ እጆቿን ወደ ላይ በማንሳት ደስታዋን ትገልጻለች። አረንጓዴ፣ ቢጫና ቀይ የኢትዮጵያ ቀለሞች ያለው ስፖርታዊ ልብስ ለብሳ፣"DIBABA"የሚለው ስም በትልቁ ተጽፏል። ይህ ድርጊት በለንደን 2012 የኦሎምፒክ ጨዋታዎች ላይ ድሏን ማሳያ ነው።

በትኩረት ተጠብሰው ቡኒ ቀለም ያዩባቸው አምስት የሚጠመጠሙ ቀጭን ዳቦዎች፣ በሰማያዊ፣ ቢጫና ቀይ ሥዕላማ ሳህን ላይ ተደርድረዋል። የወርቅማ ጠርዝ ያለው ጥቁር ማዕድ እና ብርጭቆዎች ከበስተጀርባ ይታያሉ።

በአንድ ትልቅ ባህር ዳርቻ ላይ የተለያየ ቀለም እና መጠን ያላቸው ኮንቴነሮች ተደርድረዋል። ከኮንቴነሮቹ በላይም ረጅም ርቀት የተዘረጋ አረንጓዴ እና ነጭ ቀለም የተቀቡ የቆሙ ብረቶች በብዛት አሉ።

በረጅም የመቀመጫ ክፍል ውስጥ ብርቱካናማ ቀለም ያለው ዘመናዊ የሶፋ ስብስብ ይታያል። ሶፋው በ"L" ቅርጽ የተሰራ ሲሆን፣ በላዩ ላይ ቀይ፣ ነጭና ቡናማ ትራሶች ተቀምጠዋል። ከፊት ለፊት ነጭ ጠረጴዛ አለ፣ ከሥሩም ጥቁር መሳቢያዎች አሉት

የክብ ቅርጽ ያለው ይህ አርማ፣ በመሃል ላይ ትላልቅ ሰማያዊ ፊደላት 'A' እና 'I' ይዟል። 'I' በሚለው ፊደል አናት ላይ የሰውን ጭንቅላት ቅርፅ ይታያል። በፊደሎቹ መሀል ደግሞ ብርቱካናማ ቀለም ያለው መታጠፊያ መስመር ተስሏል።

ቡና በሻይ ትኩስ ወይም ስፕሪስ የትኩስ መጠጥ አይነት ከላይ አረፋ መካከሉ ቡና መጨረሻ ሻይ ደስ በሚል ብርጭቆ ቀርቧል። ማንኪያ ከጎን ተደርጓል። የስኳር ማስቀመጫ ራቅ ብሎ ጠረጴዛዉ ላይ ተደርጓል። የስፕሪሱ የክፍያ ደረሰኝ ከስር አስቀምጠዉታል።

የእርባታ ከብት እና ጥጃ ገለባ በተነጠፈበት ቦታ ቆመው ይታያሉ። ነጭው ከብት አፉ ላይ ገለባ ይዞ ሲበላ፣ ቡናማው ጥጃ ደግሞ ወደ ታች እየተመለከተ በፊቱ ይገኛል። ሁለቱም እንስሳት በጆሮአቸው ላይ ቢጫ የመለያ ቁጥር አላቸው

ትኩስ ቡና ወደ ነጭ ጽዋ ሲፈስ በቅርበት ተቀርጿል። ቡናው ሲፈስ አረፋ የሚነሳ ሲሆን እንፋሎት ከጽዋው ሲወጣ ይታያል። ከጽዋው ዙሪያ እና ከበስተጀርባ ብዙ የተጠበሱ የቡና ፍሬዎች ተበትነው ይገኛሉ።

ያልደረሱና ለምለም የስንዴ ዛፎች ተዘግተው ቀርበዋል። የረዣዥም የእህል ግንድና ራሶች በአብዛኛው አረንጓዴ ሲሆኑ፣ ለምለም የእህል ራሶች በቅርበት ይታያሉ። በዛፎቹ ላይ የፀሐይ ብርሃን እየበራ የብርሃንና የጥላ ጨዋታ ይፈጥራል።

እዚህ በርከት ያሉ ደማቅ ቢጫ የትምህርት ቤት አውቶቡሶች በአንድ ረድፍ ቆመዋል። የተሽከርካሪዎቹ የፊት ክፍል ጥቁር ግሪል እና መከላከያዎች አሉት። ከበስተጀርባ በአውቶቡሶቹ ላይ ጥላ የሚጥሉ ዛፎችና ቁጥቋጦዎች ይታያሉ።

ጥቁር ሴዳን መኪና በደማቅ ቀይ ጽጌረዳዎች ያጌጠ ነው። ከፊት መከለያው ላይ ጽጌረዳዎቹ "ፍቅር" የሚል ቃል የፈጠሩ ሲሆን፣ ሁለት ነጭ የአሻንጉሊት ድቦች አሉ። ዙሪያውን ብዙ የጽጌረዳ ቁጥቋጦዎች ከበውታል።

ሶስት ሴት አትሌቶች በመሮጫ ሜዳ ላይ ከፍተኛ ፍጥነትን ተጠቅመው ይወዳደራሉ። በመካከላቸው የፊት ለፊት የምትመራው አትሌት የሚል ስም በደረት ቁጥሯ ላይ ተጽፏል። ሁሉም አትሌቶች መጨረሻ ላይ ለመድረስ ከፍተኛ ጥረት በማድረግ ላይ ናቸው።

ብዙ ሰዎችና ተሽከርካሪዎች ባሉበት ቁልቁለት መንገድ የተጨናነቀ የገበያ ስፍራ ይታያል። ከፊት ለፊት ደማቅ ሰማያዊ ባለሶስት እግር ተሽከርካሪ እና ትንሽ ቆርቆሮ ቤቶች አሉ።

ከአስር የማይበልጡ ገበሬዎች ቢጫ አድማስ ባለው ሰፊ መሬት ላይ ተቀምጠው አዝመራ እየሰበሰቡ ነው። ገበሬዎቹ የተለያዩ ቀለም ያላቸው ባህላዊ ልብሶች ሲለብሱ፣ አብዛኞቹ ሴቶች ናቸው። ከበስተጀርባ የተራቆተ መሬት እና ቁጥቋጦዎች አሉ።

አበቦች የተንጠለጠሉበት ግድግዳ ፊት ለፊት የባህል የኪነጥበብ ስራዎች ተሰቅለዋል። በግድግዳው መካከል ባለቀለም የገለባ ቅርጫቶች እና ትናንሽ መስተዋቶች ያጌጡ የባህል አሻንጉሊቶች አሉ። ከስር፣ በገለባ የተሠራ ጠረጴዛ ላይ ሮዝ አበባዎች ተቀምጠዋል።

ብዙ ሕዝብ ነጭ የባህል ልብስ ለብሶ በቅርብ ርቀት ፎቶ ተነስቷል። ወንዶችና ሴቶች በአንድነት ቆመው ወደ ሰማይ ቀና ብለው አፋቸውን ከፍተው እያመሰገኑ ነው። ብዙዎቹም ነጭና ሰማያዊ ጥለት ያለው ሻሽ አላቸው።

በርካታ የደንብ ልብስ የለበሱ ወታደሮች በሕዝብ መንገድ ላይ ሲዘምቱ ይታያሉ። ወታደሮቹ ሰማያዊና ነጭ ካሜራ ልብሶችን ለብሰው ጠመንጃ ይዘዋል። የብረት ኮፍያ ያደረጉ ሲሆን ነጭ ቀበቶ ይታሠራሉ።

ባልና ሚስት የኢትዮጵያ ባህላዊ ልብሶችን ለብሰዋል። ሁለቱም ነጭ እና ባለቀለም ጥልፍ ያላቸው ልብሶች አላቸው። የሴቲቱ ልብስ በወገቧ እና ከታች በኩል ጥልፍ አለው። ሰውየው በአንገቱ አካባቢ ተመሳሳይ ጥልፍ አለው። ሁለቱም እጅ ለእጅ ተያይዘው ፈገግታ ያሳያሉ።

እግር ኳስ ተጫዋቾች በሜዳ ላይ ኳስ ለመቆጣጠር በኃይል እየተፋለሙ ነው። ከበስተጀርባ ደማቅ ሰማያዊ እና ቢጫ ቀለም ባለው ስታዲየም ደጋፊዎች ተቀምጠዋል።

ጠርሙሱ ቡናማ ብርጭቆና ወርቃማ ክዳን አለው፤ የውሃ ጠብታዎች በላዩ ላይ ይገኛሉ። መለያው ወርቃማና ቡኒ ሆኖ በማዕከሉ የጦር ጫፍ የሚመስል ምልክት አለው። "ንጉስ" የሚለው ጽሑፍ በአማርኛና በእንግሊዝኛ ተጽፏል፤ ከታች ትናንሽ የአረንጓዴ ቅጠሎች አሉ።

አረንጓዴ የትምህርት መጽሐፍ ሽፋን ላይ የአባትና ልጆች፣ ግድብ እንዲሁም መንገድ የሚያቋርጡ ተማሪዎች ሥዕሎች አሉ። በላይ በኩል የኢትዮጵያ ባንዲራና የአማርኛ ርዕስ አለ። በታችኛው ክፍል የመሙያ መስመሮች ይገኛሉ።

አራት ጥንድ የጥንታዊ የህንድ አልባሳት ጌጣጌጦች በነጭ ጀርባ ላይ ተቀምጠዋል። ጌጣጌጦቹ ጥቁር ዕንቁዎች፣ ጥቃቅን ነጭ ዶቃዎችና ነጭ ድንጋዮች በብርማ የብረት ቅርጾች ላይ ያጌጡ ናቸው። ከማዕከላዊው የአንገት ጌጥ በተጨማሪ ሦስት የጆሮ ጌጦች ተደርድረዋል።

በርካታ ገበያተኞችና ሻጮች ከቤት ውጭ ባለው ጭቃማ መንገድ ዳር ተሰብስበዋል። ብዙ ሴት ሻጮች ትላልቅ የገለባ ኮፍያ ደፍተው እንደ ካሮትና ድንች ያሉ አትክልቶችን ለሽያጭ አዘጋጅተዋል። በስተግራ በኩል ሰዎች እየተጓዙ ሲሆን፣ ከኋላ በኩል የኮንክሪት መደብሮች አሉ።

ደማቅ ቀለም ያለው የሕፃናት ፀጉር ቤት (ሳሎን) ነው። የሴት ሠራተኞች የሕፃናትን ፀጉር እየሠሩ ሲሆን፣ አንዲት እናትም አንድን ልጅ በቀይ መኪና ቅርጽ ባለው ወንበር ላይ አስቀምጣ ታስተካክላለች። ግድግዳው በብርቱካንና አረንጓዴ ያጌጠ ሲሆን፣ ልጆች በወንበር ተቀምጠዋል።

ቀይ ኮትና ነጭ ሸሚዝ የለበሰ፣ ጥቁር ፀጉር ያለው ሰው ሰማያዊና ቀይ ክራቫት አድርጓል። ሰውየው ኢትዮጵያዊ ሰንደቅ ዓላማ ፊት ለፊት ተቀምጦ በአንገቱ ዙሪያ ማይክሮፎን አድርጓል። በቁም ነገር ወደ ቀኝ ይመለከታል።

አረንጓዴና ነጭ ቀለም ያለው ትልቅ አውቶብስ በአስፋልት መንገድ ላይ ሲጓዝ ይታያል። በአውቶብሱ ጎን "SHALOM" የሚል ትልቅ ጽሑፍ ተጽፏል። ሹፌሩ ነጭ ሸሚዝ ለብሶ ሲታይ፣ ከበስተጀርባ የዘንባባ ዛፎችና ደብዛዛ የእግረኛ መንገድ አለ።

ሶስት ሴት ሞዴሎች በተለያዩ ቀለሞች ባሉ ባህላዊ፣ ከተለመደው ውጪ የሆኑ ልብሶች ለብሰው ቀርበዋል። ማዕከላዊዋ ጥቁር ሸሚዝ ላይ ነጭ ካባ ለብሳለች፣ ከጎን ያሉት ደግሞ በዝሆን ጥርስ እና በቡናማ መስመሮች የተቀየሱ ልብሶችን ለብሰዋል።

ጥንድ ጥቁር ቀለም ያላቸው፣ ዝቅተኛ እና ሰፋ ያለ ተረከዝ ያላቸው ሴቶች ጫማዎች በእብነበረድ በሚመስል ወለል ላይ ይታያሉ። የጫማዎቹ ፊት ለፊት "MINU" የሚል ወርቃማ ጽሑፍ ያለው አራት ማዕዘን ቅርጽ ያለው መታጠፊያ አላቸው።

ጭ እና ቢዥ ቀለም የለበሱ አባት፣ እናትና ሁለት ሴት ልጆቻቸው ፈገግ ብለዋል። ረጅም ጸጉር ያላቸው ቤተሰቦቹ በጀርባቸው የኢትዮጵያ የብረት መስቀል ቅርጾች በተሰቀሉበት ግድግዳ ፊት ቆመዋል።

አጼ ኃይለ ሥላሴና እቴጌ ምንትዋብ እምሩ ለብሰው ይታያሉ። እርሳቸው ወታደራዊ ልብስ ሲለብሱ፣ እቴጌይቱ ጥቁር ካባ ለብሰዋል። ሰባት ትንንሽ ልጆች ከጎናቸው ቆመውና ተቀምጠው ይታያሉ፤ ሁሉም ልጆች ነጭ ቀለም ያላቸው ልብሶች አድርገዋል።

ነጭና ቀይ መልክ የያዘ ዉሻ አንገቱን ከፍ አድርጎ አሻግሮ ያያያል። ትላልቅ ጆሮዎቹ ወደ ታች ወድቋል። ለምለም ሳር አካባቢዉ በቅሎበታል። ቀጫጭን መንገዶች ከዉሻዉ ጀርባ እንዲሁም ከመንገዱ ባሻገር ትላልቅ ዛፎች በቅለዋል።

የብራውን ጃኬት የለበሰ ሰው በነጭ የላብራቶሪ ካፖርት ከለበሰ ሌላ ሰው ጋር እየተነጋገረ ነው። ከጎናቸውም የባህል ልብስ የለበሰች ሴትና ፎቶግራፍ አንሺ የሆኑ ሌሎች ሰዎችም አሉ።

የጃካራንዳ ዛፍ ቅርንጫፎች ከሰማያዊና ነጭ ሰማይ ዳራ አንጻር ሙሉ በሙሉ በሚባል ደረጃ ይታያሉ። ዛፉ ደማቅ ሐምራዊ አበባዎችን እና ትንሽ አረንጓዴ ቅጠሎችን አውጥቷል።

ክብ ቅርጽ ያለው፣ የሳር ክዳን ጣራ ያለውና በቅስቶች የተገነባ ጥንታዊ ሕንጻ ይታያል። ሕንጻው በሣር የተከበበ ሲሆን ሁለት ሰዎች ከፊት ለፊቱ ቆመዋል። ሰማዩ ጥርት ያለ ነው።

ረዥምና ትልቅ የሆነ የመርከብ ተሸካሚ የጦር መርከብ በወንዝ ላይ ይጓዛል። መርከቧ ግራጫማ ቀለም ያላት ሲሆን፣ በብዙ ቀይ ሰንደቅ ዓላማዎችና ሪባኖች ያጌጠች ናት። መርከቧ በወንዝ ዳር በሚገኙ በርካታ ትላልቅ ህንጻዎች ፊትለፊት ትጓዛለች።

ሃገራችንን በሩጫ ዘርፍ ካስጠሩ አትሌቶች መካከል አንዱ ቀነኒሳ በቀለ ነው። በቅርቡ በለንደን በተካሄደው ማራቶን በ 41 አመቱ ሁለተኛ መውጣቱ አይዘነጋም።

በትላልቅ ህንፃዎች እና በተሰበሰበ ህዝብ መካከል ለደመራ በዓል የተዘጋጀ የእንጨት ክምር ይታያል። ክምሩ በአረንጓዴ፣ ቢጫ እና ቀይ ጨርቆች ያጌጠ ሲሆን፣ ባለቀለም ባንዲራዎች በሰማይ ተሰቅለዋል።

የተባለውን ነጭ የልብስ ስፌት ማሽን በቅርበት ያሳያል። በማሽኑ ላይ ዲጂታል ስክሪን፣ እና የተለያዩ የስፌት አይነቶችን የሚያሳዩ ምልክቶች ይታያሉ። ስፌት የሚከናወንበትን መርፌና የጨርቅ መያዣ ክፍል ጎላ ብሎ ቀርቧል። ማሽኑ የተዘረዘረበት ቀለል ያለ ግራጫ ዳራ በግልጽ ያሳያል።

አብዛኛው ዘመናዊ እና ማራኪ ቪላ ቤት የላቀ ዲዛይንና የግንባታ ጥራት ያለው ነው። ለቤተሰብ ምቾት ሲባል ሰፊ ያለ የመዝናኛ ሥፍራ ይካተትበታል፤ በሚያምር የአትክልት ቦታ የተከበበም ይሆናል።

ሁለት የማሳያ አሻንጉሊቶች ልብሶች ለብሰው ሱቅ ውስጥ ቆመዋል። ሴቷ ነጭ አጭር ቲሸርት፣ ቡናማ አጭር ቀሚስ እና የፀሐይ መነፅር ለብሳለች። ወንዱ በበኩሉ፣ ሰማያዊ ጥለት ያለው ጃኬት፣ ክራቫት እና ጥቁር የፀሐይ መነፅር አድርጓል። ከበስተጀርባ የተደራረቡ ልብሶች አሉ።

ትልቅ እና ለም የሆነ የስንዴ እርሻን በዋናነት ቢያሳይም፣ በታችኛው የዜና መግለጫ ላይ የተሰጠው ጽሑፍ ግን ስለ አዲስ አበባ የጋራ ልማት ቤቶች መረጃ መስጠቱን ያመለክታል። በአጠቃላይ የምስሉ ውበት እና አረንጓዴነት የተትረፈረፈምርት እና የሃብት መገኘትን የሚጠቁም ነው።

ከቤት ውጭ ሁለት ግልጽነት ያላቸው፣ ዘመናዊ አሳንሰሮች በኮንክሪት ህንፃ ጎን ተያይዘዋል። አሳንሰሮቹ በደማቅ ነጭ መብራቶች ያበራሉ። በታችኛው አሳንሰር ውስጥ አንድ ሰው ቆሞ ይታያል። የሕንፃው ገጽታ በዋናነት ግራጫ ኮንክሪት ነው።

የቡና ስኒና ነጭ ላባ በጥቁር ጀርባ ላይ ተቀምጠዋል። ላባው በስኒው ውስጥ ባለው ቡና ውስጥ ይገባል። ከላይ “የግጥም ጽሑፍ” የሚሉ ጥቁር የአማርኛ ቃላት በትልቁ ተጽፈዋል።

አምስት ወጣት ሴቶች ባህላዊ ነጭ የኢትዮጵያ ልብስ ለብሰው ሲጨፍሩ ይታያሉ። ሁሉም ረዥም ጥቁር ጸጉር፣ ብርቱካናማ የአንገት ጌጦችና የራስ ላይ ጌጣጌጦች አድርገዋል። በልብሳቸው ስር ቀይና አረንጓዴ ቀለም ያላቸው ሻሾች ወይም ቀበቶዎች ይታያሉ።

በመሃል ላይ በርካታ የትራይደንት ትሮፒካል ትዊስት ጣዕም ያላቸው ማስቲካ ፓኬጆች በአራት ተደራርበው ይታያሉ። እያንዳንዳቸው ጥቅሎች ብርቱካናማ ቀለም ያላቸው ሲሆኑ በላያቸው ላይ ብርቱካንና ማንጎ የሚመስሉ ፍራፍሬዎች ተስለዋል። በምስሉ አናት ላይ የሂሳብ ውጤት የሚገልጹ ጽሁፎች አሉ።

ሰፊ ግቢ ያለው ባለ ብዙ ፎቅ ሆቴል ከውጭ በኩል ይታያል። የሆቴሉ ግቢ ሰው ሠራሽ ሳር የተነጠፈበት ሲሆን፣ ቢጫ ዣንጥላዎችና ጠረጴዛዎች በላዩ ላይ ተቀምጠዋል። ጥቂት ሰዎች በዣንጥላዎቹ ስር ተቀምጠው ሲታዩ፣ ከበስተጀርባም የቴሌኮምዩኒኬሽን አንቴና ይታያል።

ጥቁር እና ሰማያዊ ቀለም ያለው ሽቶ ጠርሙስ በነጭ ዳራ ላይ በግልጽ ይታያል። በብርቱካናማ ምልክት የተገጠመለት ጥቁር የካርቶን ሳጥን በአጠገቡ ቆሟል።

ሰውየው ሰማያዊ ጥቁር ልብስ ለብሶ፣ ደመናማ ሰማይ ስር በሐይቁ ዳርቻ ሳር ላይ ተቀምጧል። በስተጀርባ በውሃው ላይ ነጭ ባንዲራዎችና ጽሑፎች የተሰቀሉባቸው ከእንጨት የተሠሩ ትንንሽ ጀልባዎች ተደርድረዋል። ሩቅ ላይ ተራሮች ደብዝዘዋል።

የምግብ መመገቢያ ጠረጴዛ እስከ መቀመጫ ወንበሩ ተዘጋጀሸቷል። ወንበሩ ከመቀመጫዉ ላይ ብቻ በጨርቅ የተሰፋ ስፖንጅ ተደርጎበታል። የምግብ ጠረጴዛዉ ዉብ እና ማራኪ ነዉ። የእንጨት ዉጤቶች ናቸዉ።

የመቅደላ አምባ ዩኒቨርሲቲ አርማ ቢጫ ዳራ ላይ በአልማዝ ቅርጽ ተቀምጧል። አርማው መሃል ላይ ቀይ ነበልባል ያለው የእውቀት ችቦ ያሳያል። ችቦው ከተከፈተ መጽሐፍ በላይ ቆሟል።

"እቴሜቴ ሎሚ ሽታ" የሚል ፅሁፍ ደብዛዛ ቢጫ ቀለም ያለዉ የአማርኛ ፅሁፍ ተፅፏል። ከፅሁፉ ጀርባ ዉኃ ሰማያዊ እና ጥቁር የሆነ ከታች ጥቁር መደብ መካከሉ ላይ የቀይ እና ነጭ ዥንጉርጉር ተስሎበታል።

ጥቁር፣ ቢጫና አረንጓዴ አግድም መስመሮች እና በግራ በኩል ደግሞ ቀይ ሶስት ማዕዘን ያለው ባንዲራ በጥቁር ደበዘዝ ያለ ጀርባ ላይ ጎልቶ ይታያል። ባንዲራው በነጭ መስመር ተከቧል። ከባንዲራው በታች በአማርኛ ጽሑፍ ተጽፏል።

የሐይቅ ዳርቻ ላይ ሁለት ሴቶች በባህላዊ ልብስና የራስ መሸፈኛ ቆመዋል። አንዷ ሴት በነጭ ልብስ ትልቅ የአንገት ጌጥ አድርጋለች፤ በእጇ የእንጨት ጎድጓዳ ሳህን ይዛለች። ከበስተጀርባ ሰፊ ሐይቅና ዛፎች አሉ።

በትልቁ ጥቁር ሳህን ውስጥ የተከበበ ዶድድሞት ዳቦ በግልጽ ይታያል። ዳቦው መሀል ላይ ባለው ክፍተት ውስጥ ቡናማ ፈሳሽ ወይም ወጥ አለ። ሳህኑ ደግሞ በቀይ፣ በአረንጓዴና ቢጫ ክር በታሰረ ባህላዊ የእንጨት ቅርጫት ላይ ተቀምጧል።